የህክምና መሰረተ ልማቶች እነ ሆስፒታል፣ ጤና ጣቢያን ብንወስድ ለምሳሌ ጤና ጣቢያ የተለያዩ ቦታዎች ላይ የህክምና አገልግሎቶች እንዲሰጥባቸው ተብሎ ለህሙማን በጊዜ ለመድረስ ለማከም የህክምና አገልግሎት እንዲያገኙ ለማድረግ የሚሰጡ መሰረተ ልማት ነው።

የጆሮ ጌጥ የጆሮ ጌጥ የተለያዩ ፈርጥ ሲኖራቸው እነዚህን ከተለያዩ ጌጣጌጦች ከብር ከወርቅ ከተለያየ ነገር ሊሰራ ይችላል እና በጆሮአቸው ላይ ለማድረግ ሴቶች የሚያጌጡባቸው ጌጣጌጦች ናቸው።

መንፈሳዊ ጉዞ ሰዎች ወደ መንፈሳዊ ቦታ ሱባኤውን ለመያዝ ሊሆን ይችላል ወይም ደግሞ አባቶች እንደገዳማት ለመጠየቅ ሊሆን ይችላል እና መንፈሳዊ ለሆነ ነገር የሚደረጉ ጉዞ ነው።

ቢራ ከፍተኛ የአልኮል መጠን ያለው አይነቶች እንኳ ቢያየው ከፍተኛ ከፍተኛ የሆነ የመጠጥ አይነት ነው።

ባህርዛፍ ሀገር በቀል እፀዋት ያልሆነ በጣም ረጅም እንዲሁም ደግሞ ቅጠሉ ቀጫጭን ወይም ጥቃቅን የሆነ በጣም በቁመቱ ረጅም የሆነ የዛፍ አይነት ነው።

ፑልአፕ አንዱ የስፖርት አይነት ሲሆን በሁለት ቋሚ እንጨቶች ወይም ደግሞ ብረት እና በአንድ አግዳሚ እንጨት ወይም ብረት ተሰርቶ አግዳሚውን በሁለት እጅ በመያዝ ወደ ታች እና ወደላይ በመሳብ ደረትን ከአግዳሚው በማስነካት የሚሰራ ስፖርት ነው።

ወንበር የቤትም የቢሮ መሆን የሚያገለግል ከተለያዩ ነገሮች ከጎኑ እንችላለን የሚዘጋጁ ለመቀመጫነት የሚያገለግሉ እቃዎች ናቸው

ኮልጌት ወይም የጥርስ ሳሙና ሰው የጥርስን ንጽህና ለመጠበቅ የሚጠቀምበት ንጽናውን የሚጠብቅበት የውበት መጠበቂያ ነው።

ፓወርባንክ አንዱ ኤሌክትሮኒክስ ጋር ሲሆን በመብራት ቻርጃር ግን ቻርጅሶር ለማድረግ ነው የሚጠቅመን ገዛ በኋላ በፓወርባንኩ መብራት በይኖር እንኳ ሌሎች ንግሮችን ቻርጅ ለማድረግ የሚጠቅመንም

ጀልባ በባህር ላይ ለመሽከርከር ወይም ለመጓዝ ከቦታ ቦታ፣ ከየብስ የብስ በመካከል ሃይቅ ወይንም ባህርን አቋርጦ ለመሄድ የሚያገለግል የባህር ላይ መጓጓዣ ነው።

ሰፌድ በጣም ዘርፈ ብዙ አገልግሎት ቤት ውስጥ እና ፍርቻችን ሰፍታዊ የሚዘጋጁት ስፊት ሲሆን ለእንጀራ ማውጫነት እንደሆም ደግሞ የተለያዩ እህሎችን ለማበጠር የሚጠቅም የቤት ውስጥ ዕቃ ነው፡፡

ጥቅል ጎመን ጥቅል ጎመን ከአትክልት አንዱ ሲሆን የጎመን አይናት ነው። ቅጠሉ በመጠቅለል ልክ እንደ ኳስ የሚሆን እና በጣም ለሰው ልጅ የተለመደ ያትክልት አይነት ነው።

ፍቅር እስከ መቃብር በአዲስ አለማየሁ የተጻፈ በጣም ተወዳጅ እና ቀደምት የልብለድ መጽሐፍ ሲሆን እነዚህ ድሮ ባላባቶችን የሚነቅፍ ሰው ሁሉ እኩል ነው። የሚል ሀሳብ ያለው ጣም አስከራሚ መጽሐፍ ነው።

ሉሚ የፍራፍሬ ዓይነት ሲሆን በጣም ሆምጣጣ የሚቆማጠጥ እና ውሃው በጣም የሚቆማጠጥ እና ፋሲሊቲው በጣም የበዛ የፍራፍሬ ዓይነት ሲሆን ለብዙ ነገሮች የሚጠቅም የፍራፍሬ አይነት ነው።

የጆሮ ጌጥ ከጌጣጌጥ አይነቶች አንዱ ሲሆን የጆሮ ጌጥ በብዛት በሴቶች የተለመዴ እና ሴቶች የሚዋቡበት በጆሮቸውን በመበሳት በጆሮቸው ላይ በማንጠጠል ተለያየ ሳይዝ መጠንና ዓይነት አለው እሱን በማድረግ የሚያጌጡበት ጌጣ ጌጥ ነው።

ፖስታ ከስንዴ የሚመረት የሱፐርማርኬት ምርት ሲሆን በፋብሪካዎች ከስንዴ የተዘጋጅቶ የሚቀርብ ለምግብነት የሚወል የሱፐር ማርኬት ምርት ነው።

ማንጎ በጣም ተወዳጅ ያፈራ የሚቀላ እና በቁመቱ ዘለግ ያለ ትልቅ ዛፊ የሚሆን እና በጣም በርታታ ፍርሎችን የሚያራ የሚጣፍት የፍራፍር አይነት ነው፡፡

የትምህርት ቤት ማስታወቂያ የትምህርቱ ቤት ማስታወቂያ ተማሪዎችን መጥራት የተማሪወችን መግቢያ ቀን የምዝገባ ለማሳወቅ ሊሆነ ይችላል በተማሪዎች የሚያሳውቁ በት የማስታወቂያ አይነት ነው።

የአገው ማሕበረሰብ ከማህበረሰብ ውስጥ አንዱ ሲሆን በሁለት ቦታዎች ልንድመለከታው ይችላለን የጎጃ ማገው እና በዚህ በወሎ ሰሜኑ ክፍል ወደሰቆት አካባቢ ያሉትአገዎች የሲሆኑ ይህ አለባበስ ስርዓታቸው ብዛት አረንጓዴ እና ብዙ ኮልፍ ያለበት ልፍስ የአለባበስ አላቸው፡፡

የኮንትሮባንድ ንግድ የተለዩ ነገሮችን በድብቅ በማዙዋወር የግብር ሳይከፍሉ ህግ ሳያውቅው ለትርፍ በማዘዋወር የሚሠራ ሥራ ነው።